እንግዲህ አትክልት ብለን ከምንጠራቸው እንዲሁም በቤታችን ከምንሰራቸው መካከል አንደኛው ቀይ ሽንኩርት ነው። እንግዲህ ቀይ ሽንኩርት በጣም ያምርና ሁሉም ወጥ ላይ መደረግ የሚችል አትክልት ሲሆን፤ እንግዲህ የዚህ አትክልት አሁን ላይ ያለው ዋጋ ስንት ነው?

እንግዲህ ስራን በተመለከተ እናንሳ በግድ የሚቋቋሙ ስራዎች ናቸው ። እነዚህ ራዎች በቡድንም ሆነ በግለሰብ ደረጃ የሚቆም ሰውን ለብረተሰቡ ጥቅምና እንደ ግለሰቡ በጣም ትርፋማ ለመሆን የሚረዱ ስራዎችን ህብረተሰቡን በማገልገል የሚታወቁ ራዎች ናቸው።

ይህን እንግዲህ በምስሉ ላይ የምንመለከተው የዱር እንስሳት ከሆኑት መካከል አንደኛው እዚጋ ጅብ ነው። እንግዲህ ጅብ እዚጋ ጥቁርና ጉሬዛ የሚመስል ነጭ ተቀላቀለበት መልክ ያለው እንዲሁም ይሆን አረንጓዴ የሆነ አካባቢ የሚኖር እንስሳ ነው ማለት ነው ይህ እንስሳ እየታከባቢ ይገኛል።

እንግዲህ በውጭ ሀገር ላይ ከሚታወቀ ኃይማኖቶች መካከል አንደኛው በህንድ ሀገር ላይ የሚካሄድ የሃይማኖት ይህ ሀይማኖት ቡድሃ ሀይማኖት ሲሆን፤ ጣኦትን በማምለክ እንግዲህ ሃይማኖታቸው እንግዲህ የነሱ ሀይማኖት የነ ጣኦትን ቡድሃ የሚባል ጣኦት በማመለክ ነው የሚኖሩት ማለት ነው።

ይህ ማስታወቂያ ከሚነገርበት መንገዶች መካከል ማስታወቂያውን መለጠፍ ነው። የተለያዩ ለማህበረሰቡ ሊያቸው ወይም ሊመለከታቸው የሚችሉበት ቦታዎች ላይ በመፈለግ ማስታወቂያው ይለጠፋል ማለት ነው። ይህ ማስታወቂያ ለመለጠፍ ስንት ብር እናወጣለን?

ኪነ ህንፃ ይህ ኪነ ህንፃ እንግዲህ በድሮ ሰዎች የታነፀ ነው ይህም ከጎንና ከጎን መስቀል አለው ይህም ሙሉ ለሙሉ ከድንጋይ የተፈለፈ መስኮት አለው።

እንግዲህ በምስሉ ላይ የምንመለከተው በጣም የሚያምር ብዙ ቀለም ያለው የባህል ልብስ የለበሰች ወይም ከጥበብ መካከል በወርቅ ያጌጠች አንገቷ ላይ እንዲሁም ግንባሩ ላይ እንዲሁም የወርቅ ጌጥ ያደረገ የተሰራች ወጣት ሴት ይህ ጌጥ ያወጣል።

ይህ እንግዲ በሙስሊም መለከተው የሚባል ለልቦለድ ነው እዚህ ጋር የሚል በአረንጓዴ እና የነበሩ ቢጨምርኩ ተቀላቀለ ጽሁፍ አለበት እንዲሁም ከታች የልብ ቅርስ ያለበት እና ከልብ እርሱ ጫፍ ላይ እንደገና የሆነ ቀለም ያለው እንዲሁም ሙሉ ሌላ ሰማያዊ ተቀባ መሀፍ ነው የዚህ የሚባለው መጽሐፍ ደራሲ ማን ይባላል

ይህ እንግዲህ በምሱል ላይ የምንመለከተው አትክልት ነው እንግዲህ ይህ አትክልት እንጆሪ በመባል ይታወቃልል እዚህ ጋር ቅጠሉ በጣም አረንጓዴ እና ፍሬው ደግሞ በጣም የሚያምርቅ ቅልት ያለ በጣም ቀይ የሆነ ፍሬ እና በጣም እዚህ ጋ ምስሉ አንዳንድ ቦታ ላይ ደብዘዝ ያለ እንጆሪ እናያለን ማለት ነው የእንጆሪ ጥቅሙ ምንድ ነው?

እንግዲህ የቤት እንስሣ ከሆኑት መካከል አንዷ ፍየል ነች። እንግዲህ ፍየል በአብዛኛው ሳር በል ወይም ቅጠላቅጠል በል የሆነች የቤት እንስሳት ስትሆን፤ እንግዲህ ፍየል ቆዳዋ በጣም ያምርና በጣም ደስ የሚለው ነው። የፍየል ዋጋ ስንት ነው?

እንግዲህ ከሚታወቁ ጌታጌጦች መካከል እጅ ላይ የሚደረግ ይችላል። እንዲሁም መስቀል እንዲሁም ዲቫ እንዲሁም የአምባረ የሚባል በተለምዶ አጠራር የሚታወቀ እና ከተለያዩ ነገሮች የሚሰራ ነው ማለት ነው።

ይህ እንግዲህ በምስሉ ላይ የምንመለከተው የዘመን ባንክ መለያ ነው። ከዚህ ጋር ዘመን ባንክ በሚል በአማረኛ ተጽብታል። እንዲሁን መካከል ላይ በቀይ ዘመን የሚል እንግሊዘኛ እንድም ዜድ በጣም ትልቁ ና ክቡና ዜድ ተጽፏል። ማለሉም ከታች ባንክ የሚል ተጽብታል ዘመን ባንክ እና ባንክ የሚል በእንግሊዘኛ በጥቁር የተጸፋበት ነው። ዘመን ባንክ ሥራው ምንድን ነው?

እንግዲህ የቤት እቃ ከሆኑት መካከል አንድኛው ሮቶ ሮቶ ማለት በጣም ከባድ ወይም ጤፍ ገብስ የመሳሰሉትን ምንቆጥርበት ሁሉ ነገር በጣም ብዙ ነገር የሚዝል እቃ ሲሆን ሮቶ ከምን ከምን ይሰራል?

ይህ እንግዲህ በምሱልላይ የምንመለከተው ከታዋቂዎች ማህበሪያዊ ሚዲያ አንድኛው ዩትዩብ ኖት እንግዲህ ዩትዩብ በዚህ ጋር አርመዋለ ዩ ትዩብ የሚል በእንግሊዝኝ የትጻፈ እንዲሁም ጥቁርቀ ለሚቀለመ እንዲሁም tዩu ቢe የሚል ነጭህኖ በቀይ ሙሉ የቀለመ ሲሆን የዚህ የዩትዩብ የሚባለው ማህበሪዊ ሚዲያ መስራች ማን ይባላል፡፡

ይህ እንግዲህ በምሱ ላይ የምንመለከተው ተዋቂ ሰውየ ነው እንግዲህ ይህ ተዋቂ ሰዬ ነዉ። ዶክተር አክሌሉ ለማ የሚባል ሰውየ ሲሆን በጣም ተዋቂ ሰየን እንዲሁም እዚጋ ምሱ ላይ በጣም ሱፍ ለብሶ እንዲሁም ጥቁር ከውስጥ የለበሰ ሲሆን እንዲሁም ትንሽግን ባሩ መላጣው ትጅገ ባያለ ሲሆን የዶተር አክሊሉ ለማ ሥራው ምንድ ነበር?

እንግዲህ መሰረተ ልማት ከሆኑት መካከል አንድኛው የመብራት አክልግሎት ወይም የኤሌትሪክ መብራት ዝርጋታ ነው። እንግዲ ዝርጋታ መንግስት እንግዲህ ለህብረተሰቡ ጥቅም ሲባል በተለያዩ አካባቢያዎች ዝርግቶታል ።ይህን መሰረተ ልማት ለመገንባት መንግሥት ምንያል ወጪ አውጥቷል?

እንግዲህ ኤከኤሌክትሮኒክ ሥቃዎች መካከል አንደኛው ጀኔሬተር ታብሩ ይጠራል። እንግዲህ ጀኔተር እንደሚናቀው ዛ ውቃው ላይ ነዳጅ በመጨመር ነዳጁን ወደ መብራት የምንለውጥበት ኃይል ነው ማለት ነው። ይህ የኤሌክትሮኒክ ሥቃ ከምን ከምን ይሠራል?